ኤሌክትሮኒክስ ዉስጥ ኮምፒዩተርን ለይተን ብናይ ኮምፒውተር የሚሰራዉ ከተለያዩ ኤሌክትሮኖች እና የሚሰራዉ ደግሞ መብራት የኤሌክትሪክ ኃይል በመጠቀም የተለያዩ ነገሮችን እኛ አሁን ለምሳሌ የተለያዩ ነገሮችን ለመፃፍ ለማንበብ እንጠቀምበታለን ማለት ነዉ።

ስነ ህንጻና ግንባታን በምናይበት ጊዜ አንድን ህንፃ ለመገንባት ምን ምን ያስፈልጋል እንግዲህ ኢንጂነር ያስፈልጋል መጀመርያ ቅርፁን የሚያወጣልን እሱ ስለሆነ ማለት ነው። እሱን ካላሞላን ስነ ህንፃ ልንለው አንችልም ወይም ለመባል አንችልም ማለት ነው።